ከላይ በምስሉ የምንመለከተ በአንድ አዳራሽ ውስጥ ያለ የሰርግ ድርጅትን ሲሆን ባልና ሚስቱ ወደ መድረክ በመሄድ ላይ ያሉ ይመስላል ቤተጨማሪ ሚዚዎቻቸውና ሌሎች አጃቢዎች ከጎንና ከጎን ቆመው ሞት በማድረግ ሙሽሮቹን ወደ መድረክ እየሸኙ ይመስላል።

ከላይ በምስሉ ላይ የምንመለከተው የምክር ቤት አባላት ለስብሰባ ላይ ባሉበት ሰአት የተቀረፀ ምስል ሲሆን፤ ይህም ጠቅላይ ሚኒስትሩ እና የምክር ቤቶች የምክር ቤት አባላት አንድ ላይ በመሆን ያደረጉትን ስብሰባ ያሳያል። ከላይ በምስሉ ላይም በቀጥታ ስርጭት ያለ ጠቅላይ ሚኒስትር አብይ አህመድ ከምክር ቤት አባላት ጥያቄ ጥያቄዎች መልስ እየሰጡ እንደሆነ ያሳያል።

የአውሮፓ ሊግ ጨዋታዎች ያለውን ጨዋታዎች ምንም እንደሚያደርጉ ይታያል። ይህም በእንግሊዝ ፕርሜርሊግ ማንቺስተር ሲቲ ጨዋታ ሲል ላይ ያለው ጽሑፍ ያሳያል

ይህ የእንጆይ ተክል ሲሆን፤ የእንጆሪ ቅጠል እና የእንጆሪ ፍሬዎቹ በጣም ከበሰለው ከቀይ ፍሬው ጋርና ሊበስል ካለው ከቢጫው ፍሬ ጋር አብሮ ሁለቱን ፍሬዎች የያዘ የእንጆይ ተክልን እንደሆነ የሚያሳይ ምስል ነው።

የምንመለከታቸው ሰፈር ውስጥ ተሰብስበው አንዲት እናት ልጆቿን ዱከም ከተለያዩ ልጆች ጋር ገመድ በመዝለል እያጫወተው ያሉ ሲሆንም ገመድ የተጫወተች ትገኛለች ትገኛለች ።

ከላይ በምስሉላይ የምንመለከተው በኢትዮጵያ በዩኒስኮ ከመተዘገቡ ቅርሶች መካከል አንዱ ሲሆን ይህም የፋሲል ግንብ ነው። ይህም ቅርስ በጎንደር ከተማ የሚገኝ እና ቱሪስቶች ለመጎብኘት በየጊዜው የሚሄዱበት የቅርስ አይነት ነው።

ከላይ በምስሉ ላይ የምንመለከተዉ ኢትዩጵያዊ አትሌት የሆነችው አትሌት ማርታ የሦስትሺ ሜትር በመስበር ያሸነፈችበትም የኦሎምፒክ የጨዋታ የሩጫ ዓይነት ነው ይህም ጊዜ የኢትዮጵያ ሴቶቻችን የሚታወቁበት ነገር ነው ያደርገው በማሸነፏ ነው።

በምስሉ ላይ የምንመለከታት ግለሰብ የአዲስ አበባ ከንቲባ የሆነችው አዳነች አበቤ ስትሆን ብዙውን ጊዜ በቴሌቪዥን መስኮት እንዲሁም በተለያዩ ቦታዎች የምንመለከታት የምንመለከታት ሴት ናት።

ይህ በምስሉ ላይ የምንመለከተዉ የምግብ አይነት ፒዛ በመባል የሚታወቀዉ ዘመነኛ የምግብ አይነት ሲሆን ይህም ከተለያዩ ከፍርኖ ዱቄት ከቲማቲም እንዲሁም ከችዝ ከተለያዩ ማጣፈጫወች ሊሰራና ሰወች በተለያየ ጣዕም አዝዘዉ ሊመገቡት የሚችሉ የምግብ አይነት ነዉ።

ይህ በምስጋና የምንመለከተው በጉራጌ አካባቢ የምናገኘው የቤት አሰራር ሲሆን ጣራው ከፍ ብሎ የሚሰራ የቤት አሰራር ነው ይህም ሙቀት እንዳይኖር የሚያደርግና እንዲሁም ጠንካራ ለመጨመር የሚሠራ የአሠራር አይነት ነው።

ከላይ በምስሉን ላይ የምንመለከተው ብዙ የአትክልት ችግኞች ስለመሸም ሰዎች በቤታቸው ወስደው አሳድጎ የቤታቸውን ውበት እንዲሁም የአካባቢያቸውንና ውበት መንገድ ነው።

ይህ በምስሉ ላይ የምንመለከከው የምግብ ዓይነት ብዙን ጊዜ ጣፋጭ እና የስኮር መጠናቸው ከፍ ያሉ ምግብ ዓይነቶች ውስጥ የሚመደበው የብስኩት ወይም የኩኪስ ዓይነቶች ሲሆኑ እነዚህም አሰራራቸው ላይ ያለ በሁለት ዓይነት ከለር ለአይን እይታ ማራኪ ሆነው እንዲቀርቡ ሆኑው ተቀምጠዋል።

ከላይ በምስል ላይ የምንመለከተው እጅግ በጣም ሰፊ በሆነ ቦታ ላይ ያለ የሱፍ እርሻ ሲሆን በዚህን ምስል ላይ እጅግ በጣም ሰፊ የሆነ እንዲሁም ቢጫ ሆኑ ለእይታ የሚያምር የሱፋ አበባን መመልከት እንችላለን።

ከላይ በምስሉ ላይ የምንመለከተው አንድ በሬ እህልን ለማውቃት በሚወሰድበት ጊዜ አፉን ታስሮ እንዳይበላ የሚደረግበት በምንጠቀምበትን መንገድ ነው። ይህም ገበሬዎች ብዙን ጊዜ እህሉን ከገለባው ለማለያየት ሲፈልጉ እና ይህንን መንገድ መጠቀም ሲፈልጉ የሚጠቀሙት ዘዴ ነው።

ከላይ በምሱን ላይ የምንመለከታቸው የተለያዩ ሕፃናት በመማሪያ ክፍልፍጥ ሆኖ በትምህርት ጊዜያቹን እየተከታተለያሉ ይመስላሉ በዚህ መሃል ግን አንድ ካሜሪያዘሰው ስለገባ ትኩራታቸው በሙሉ ወደ ዛሰው የተሳረገ ይመስላል።

ከላይ በምስሉ ላይ ኮስት በመባል የሚታወቀው በተለይም ከአሁን በፊት ቀደም ባሉ ጊዜያት ብዙ እናቶች ለልጆቻቸው የሚጠቀሙት ወተት ሲሆን ብዙውን ጊዜ በዘጠናኛዎቹ እና በኋላም በሁለት ሺህ አመተምህረት የተወለዱ ልጆች ይህንን ወተት ያስታውሱታል።

ይህ በምስል ላይ የሚንመለከተው ታዋቂ ኢትዮጵያ ንጉስ አፄ ሚኒሊክ ከሚስቱ ከቲጌ ጥዐይቱ ጡልጋ ሲሆን ይህም የተሰቀረስዕልኔ የሚያሳይ እና ከጀርባዊ ነባዶአጦርነስ ላይ የነበረውንሚያሳይ እንጂም ከጠጋቡ ጀግነቱን ለመግለጽ የአንበሳስዕል ይታያል።

በላይ በምሱል ላይ የሚንመለከተው አዲዳስ ስኒከርጫማ አይነት ሲሆን አሁን ላይ የሚገኙ ወጣቶች አውዛኛውን ጊዜ የሚያዘወትሩት እና በነሱ በኩል የሚለበስ ነው። እንዲሁም ለስፖርት እንዲሁም ለተለያዩ አገግሎቶች እጅግ ተመራጭ እና ምንቾት ያለው የጫማ አይነት ነው።

ከላይ በምስሉ ላይ የሚንመለከተው የቀበሊ ጤና ጣቢያ ውስጥ ያለ የሚሰጡ ምርመራዎች እንዲሁም ሰራተኞች በሚገቡበት እና በሚወጡበት ሰዓት እራሳቸው መግባታቸውን በለማድረጋ ገጃ የሚፈሩኑበትን ሰንጠረዥ ነው።

ከላይ በምስል ላይ እንዲ ሆቴል ውስጣዊ ገጽታን የሚያሳይ ምስል ያለ ሲሆን ይህም በውስጡ የተለላዩ ጠረጴዛዎች እንዲሁም መቀመጫ ወንብሮችን አካቱ ያዘ ሲሆን ዲዛይኑን ለየት ያለ አሠራር ያለው ውስጥ ማራክ የሆነ እየትንለተቦቹ የሚሰት አይነት የሆቴል ክፍል ነው፡፡

ከላይ በምሱ ላይ የምንመለከተው በባህላዊ መልኩ ግን በሚያምር መልኩ የተሠሩ ዘመናዊ የኩርሲንዱም የጠረቤዛ መሠሪያዎች ሲሆኑ እነዚህም ጠረቤዛዎች ከቃጫ ካይሚያስል ነገር እንዲሁም ሰቤት ከሚሰራበት ስንደዶ ይተሰሩ አቀመጫእና ጠረጴዛዎች ናቸው፡፡